የጉምሩክ ኮሚሽን አርማ ነው። የሚታየው። ሳንቲሞች እያበሩ ያሎ ሳንቲሞች እና ሰማያዊ ቀለም ያለው ሁለት እጆች ናቸው። የሚታዩት።

በሽቦ አጥር በታጠረ፣ ሳር በጣም የሚበዛበት ሜዳ ላይ የቆመ አንድ ቀይ ፈረስ እና የተኛች ፈረስ ሌላ ደግሞ እንደዚሁ ቡናማ ከለር ያላት ፈረስ ሌላኛዋን እየላሰቻት ነው የሚታየው።

በዘንቢል ውስጥ የተያዘ ገና ከስሩ ያልተላቀቀ ረጃጅም ከስሩ ያልተላቀቀ እና ከላይ ከግንዱም ያልተላቀቀ ዝንጅብል ነው የሚታየው።

የባለ ሶስት እግር ተሽከርካሪ ወይም ባጃጅ ነው የሚታየው። ሽፋኗ ነጭ የሆነ ሙሉ አካሏ ሰማያዊ ቀለም ያላት ባጃጅ።